ከሱፐር ማርኬት ምርቶች ውስጥ አንዱ የሆነው ዶሮ ነው። ዶሮ ተበልቶ 12ቱም ብልቶቹ ታሽገው ሱፐር ማርኬት ውስጥ ይሸጣሉ እና ሰዎችም እሱን በመግዛት በቤታቸው ውስጥ ሰርተው በልተው ከድካማቸው እርፍ በማለት ነፃነት እንዲሰማቸው ያደርጋል።

ከንግድና ግብይት አንዱ የአትክልትና ፍራፍሬ ንግድ ነው። የአትክልትና ፍራፍሬ ንግድ ከስሙ እንደምንነሳው የተለያዩ ፍራፍሬዎችን መሸጥ እና መግዛት ነው። እና የአትክልትና ፍራፍሬ የንግድ ላይ አትክልቶች ሲበላሹ ኪሳራ ሊኖርብን ይችላል። ይህ ኪሳራ በራሳችን ላይ ጭንቀት ሊያስከትልብን ይችላል።

ከኤሌክትሮኒክስ ውስጥ አንዱ የሆነው የማብሰያ ኤሌክትሮኒክስ እቃዎች ናቸው። የኤሌክትሮኒክስ እቃዎች ምግብን ለመስራት የምንጠቀምባቸው ኤሌክትሮኒክስ እቃዎች ሲሆኑ እንደ ስቶብ አይነት ሲሆኑ የሰዎችን ድካም እና የማገዶ ፍጆታን በመቀነስ ነፃነት እንዲኖረን ያደርጋል።

ማስጌጥ ስንል ለምሳሌ ሙሽሮችን ማስጌጥ መውሰድ እንችላለን ሙሽሮች በሰርጋቸው አምረውና ደምቀው እንዲታዩ የተለያዩ የክት ልስሶችን በማልበስ ቬሎ በማልበስ ሱፍ በማልበስ እናስጌጣቸዋለን ነፃነት እንዲሰማቸው ማድረግ እንችላለን።

ከስነ ህንፃ እና ግንባታ ዉስጥ የድልድይ ግንባታ ይካተቱበታል:: የድልድይ ግንባታ የተለያዩ መሻገሪያ የሆኑ ድልድዮችን መጀመሪያ ምንም ያልነበረባቸውን በሕንፃ ዉብና ማራኪ አድርጎ እንዲሁም ጠንካራ አድርጎ መገንባት የድልድይ ግንባታ እንለዋለን:: ነፃነት ይሰጡናል ለማሳለፍ::

ከንግድ እና ግብይት ዉስጥ አንዱ የሆነዉ የዉጭ ንግድ ነዉ። የዉጭ ንግድ ወደ ተለያዩ አገራት በመሄድ የተለያዩ እቃዎችን አምጥቶ በአገር ላይ በመሸጥ ትርፍን ማግኘት ሲሆን የዉጭ ንግድ ከአንዱ ከአገር ወደ አንድ አገር ስለምንሄድ ነፃነት ይኖረናል።

ከንግድና ግብይት ውስጥ አንዱ የሆነው የቅመማ ቅመም ንግድ ነው። የቅመማ ቅመም ንግድ የተለያዩ ቅመሞችን ነገር እንደ በርበሬ፣ ጥቁር አዝሙድ እንዲሁም የተለያዩ ለሰው ልጅ አስፈላጊ የሆኑ ቅመሞች መነገድ ሲሆን ፤በቅርቡ በማግኘት ነፃነት እንዲኖረን ያደርጋል።

ካሮት ከአትክልት እና ፍራፍሬዎች የሚመደብ ለምግብነት የሚዉል ቀለሙ ብርቱካናማ የሆነ ብዙ ጊዜ ለአይናችን ጤንነት በጣም አስፈላጊ የሆነ የአትክልት አይነት ነዉ ስሩ የሚበላ ነዉ። ነፃነት ይሰጣል።

ከዱር እንስሳ ውስጥ አንዱ የሆነው አንበሳ ነው ። አንበሳ አስፈሪ የሆነ የዱር እንስሳትን የሚበላ እጅግ በጣም አስፈሪ የሆነ የዱር እንስሳ ሲሆን ታጥሮ በመከለል ለጉብኝት ይጠቀምበታለን ።ነፃነታችንን ይጋፋል ።

ከመዎቢያዎች እና የውበት መጠበዊያዎች ምርቶች ውስጥ አንዱ ሽቶ ነው። ሽቶ ራሳችንን ከመጥፎ ጠረን በመጠበቅ የደስታ ስሜትን ያጎናፅፈኛል። ሽቶ ከተለያዩ ነገሮች በፋብሪካ ይመረታል።

እጽዋት አይነቶች ውስጥ ጥሩ መዓዛ ያላቸው እጽዋት አሉ ለሻይ እንዲሁም ከምንጠጣው ነገሮች ጋር ጨምረን ምንጠጣቸው እዋቶች ለምሳሌ እንደ ጤና አዳም እንደ ናና ያሉ የ የዕጽዋት ዓይነቶች ጥሩ መዓዛ ያላቸው ተብለው ይከፈላሉ ነጻነት ይሰጡናል።

ከጽፈት መሳሪያዎች እቃወች ውስጥ አንዱ ማርከር ነው። ማርከር በተለያዩ ቀለሞች ቀርቦ ሳይዙ ወይም መጠኑ ከእስክርቢቶ ከፍ የሚል ሲሆን ለመሳል እንድሁም ለመጻፍ ለማድመቅ የምንጠቀምበት ሲሆን ዘና በማድረግ ነፃነታችንን እንድናገኝ ይረዳናል።

ስነ ህንፃና ግንባታ ውስጥ የሐውልት ግንባታን መጥቀስ እንችላለን። የሃውልት ግንባታ አንድ ሰው ለሰራው ታሪካዊ ስራ ለወደፊት ሰዎቹ እንዲያነሱት በበጎ ተግባሩ እንዲወሳ ለማስታወስ የሚሰራ ግንባታ የሐውልት ግንባታ እንለዋለን። ሰዎች ያንን ሰው ስለማይረሱት ምንም ሃዘናቸውን ይረሱትና ነፃነት...

ከንግድና ግብይት አይነቶች ውስጥ የኮንትሮባንድ ንግድ አንዱ ነው። የኮንትሮባንድ ንግድ ምንም እንኳ ህገወጥ ቢሆንም ነገር ግን ሰዎች ከተለያየ ቦታ እቃዎችን በርካሽ በማምጣት ያለ ግብር ለዜጎች የሚሸጡበት ህገወጥ የንግድ አይነት ነው፤ ነፃነታቸው ያሳጣል።

ከትምህርት አይነቶች ውስጥ የርቀት ትምህርት አንዱ ነው የርቀት ትምህርት ሰዎች በረቀት ትምህርታቸውን መደበኛ ባልሆነው በቀን በቀን ክላስ ሳይገቡ እና በወር ፈተና በመውሰድ የሚማሩበት የትምህርት ሲሆን ነጻነት ይሰጣል ሌላ ስራ እንዲሰሩ።

ማስታወቂያ ከማስታወቂያ ዉስጥ አንዱ የሆነው የመኪና ላይ ማስታወቂያ ነው። መኪናዎች በየሰፈሩ የተዛወሩ አዳዲስ ምርቶቻቸውን ወይም ደግሞ ጉዞ ሲኖር እንዲሁም የተለያዩ ነገሮችን ለማስተዋወቅ ሰፈር ለሰፈር በመኪና ሚደረግ የማስታወቂያ አይነት ነው። ነፃነት እንዲሰማን ያደርጋል።

ማስጌጥ የቤታችንን ጣሪያ ማስጌጥ አንዱ ነው የቤታችንን ጣሪያ እንዴት ነው የምናስጌጠው ለምሳሌ መብራት በማድረግ እንዲሁም ደግሞ ከሸራ ኮርኔስ ወደ ፕላስቲክ ኮርኔስ በመቀየር እንዲሁም የሚያበሩ ነገሮችን በማረግ ማስጌጥ እንችላለን ነፃነት ተሰጥቶን::

ከስነህንፃ እና ግንባታ አንዱ የቤተክርስቲያን ግንባታ ነው ። ቤተክርስቲያን እንደሌሎች ህንፃዎች በአሽዋ በሲሚንቶ በቡሎኬት ልትገነባ ትችላለች። ነገር ግን ሰዎች በሚሞቱበት ጊዜ መቃብራቸውን ቤተክርስቲያን ላይ በማስቀመጥ ሀዘናችውን ሊገልፁ ይችላሉ ።

ከምግብ አይነቶች ውስጥ ደረቀ ምግቦች መውሰድ እንችላለን ደረቅ ምግቦች ብዙ ጊዜ መደበኛ ምግብ ቁርስ ምሳ አራት ከበላን በኋላ እንደ ማጣጣሚያ የምንጠቀማቸው እንደ ኩኪስ እንደ ቆሎ ምንጠቀማቸው ምግቦች ናቸው። ደረቅ ምግቦችን ስንበላ እንደመዝናኛ ደስ ይለናል።

ከጽፈት መሳሪያ ዕቃዎቹ ጥርሷ ስነጥቀስ እንችላለን ዓይነት ሲኖረው ነገር ግን ብዙ ነገሮችን መልሰን ማጥፋት ነው ብዙ ጊዜ ለህፃናት እንጠቀመዋለን ማለት ነው ስዕሎችን ለመሳበታለን ነጻነታችንን።

ከስፐርማርኬት ምርቶች ውስጥ አንዱ የሆኑት አስቤዛዎች ናቸው። አስቤዛዎች ስንል ለምሳሌ፦ ምግብን ለመስራት የምንጠቀምባቸው ደረቅ ነገሮች ሊሆን ይችላሉ። እንደ ፓስታ፣ እንደመኮረኒ። ሩዝ፣ ሽንኩርት አይነት ነገሮች ልናገኛቸው እንችላለን ነጻነት እንዲኖረን ያ..።

ከዜና ውስጥ ለምሳሌ ቴክኖሎጂ ዜናን መጥቀስ እንችላለን። የቴክኖሎጂ ዜና በአለማችን ላይ የተሰሩ አዳዲስ ቴክኖሎጂወች በፃናት የተሰሩ አዳዲስ የፈጠራ ውጤቶችን ለህዝቡ የሚቀርብበት ዜና ሲሆን አስደናቂ ነገር ስላለው ነፃነትን ይሰጣል።

ፓስታ: ከዱቄትና ከውሃ የሚሠራ ደረቅ ምግብ ሲሆን በተለያዩ ቅርጾች ይገኛል። በብዙ አገሮች ተወዳጅነት ያለው የካርቦሃይድሬት ምንጭ ነው።

ከተፈጥሮ እና አካባቢ አንዱ የሆነው ዋሻ ነው። ዋሻ በተፈጥሯዊ ወይም ሰው ሰራሽ ክስተቶች የሚፈጠር መሬት ውስጥ ያለ ነገር ሲሆን ገብተን በምናይበት ጊዜ ፍርሃትን ሊቀሰቅስ ይችላል።

ከንግድ አይነቶች ውስጥ የቤት ለቤት ንግድ አንዱ ሲሆን ሰዎች ሌሎች ሰዎች ጊዜያቸው እንዳያቃጥሉ ቤታቸው ሄደው የሚፈልጉትን ነገር በየቤቱ ማዞር እና መሸጥ ሲሆን ለምሳሌ፦ አትክልተኞች፣ ወተት ስራተኞች እነዚህ የቤት ለቤት ንግድ እንላቸዋለን።

ከጉዞ ውስጥ አንዱ የሆነው ገዳማትን የመጎብኝት ጉዞ ነው ። ለምሳሌ የጣና ገዳማትን ለመጎብኘት ህዝቡን በአንድ ላይ በማሰባሰብ ትኬት በማስቆረጥ በመርከብ ላይ የሚደረግ ጉዞ ይህንን ጉብኝት ጉዞ እንለዋለን ነፃነት እንዲኖረን ።

የቴሌቪዥን ማስታወቂያ : በቴሌቪዥን ጣቢያዎች የሚተላለፍ፣ ምስልና ድምጽ ያለው የማስታወቂያ ዓይነት። ሰፊ ተመልካች ስለሚደርስበት ተጽዕኖ ፈጣሪ ነው።

ከማስጌጥ ውስጥ አንዱ ግቢያችንን ወይም መኖሪያ ቤታችንን ማስጌጥ ነው። ግቢያችን ስናስጌጥ የተለያዩ አበባዎችን እፅዋትን በመትከል ልናስጌጥ እንችላለን። ይህ ግቢያችንን ደግሞ የመደነቅ ስሜታችን ከፍ ሊያደርገው ይችላል።

ዲቫይደር ወይንም ማከፋፈያ ከኤሌክትሮኒክስ እቃዎችን ውስጥ መጥቀስ የምንችለው ዕቃ ነው። ዲቫይደር ቴሌቪዥንን እንዲሁም ሌሎች የኤሌክትሮኒክስ እቃዎችን ካለን ከኤሌክትክ ጋር እንዲያገናኝ የሚያደርግና ብዙ እቃዎችን ሰክተን መጠቀም እንዲንችል የሚያስችለን እና ነፃነት

ከጌጣጌጥ ውስጥ አንዱ የሆነው የፀጉር ጌጥ ነው። ሴት እህቶቻችን ወይም እናቶቻችን ከፀጉራቸው ላይ አድርገው የብር ፣ የነሀስ ፣የመዳብ ጌጣጌጦችን ከፀጉራቸው ላይ በማድረግ እና ለበዓላት ጊዜ በመውጣት ያጌጣሉ። አምረው በመታየታቸውም ነፃነት እንዲሰማቸው

ከፀጉር ውስጥ ለምሳሌ ማስያዝ ነው ሴቶች ፀጉራቸውን እነ ወደ ላይ ከፍ አደረገው በማስያዘው በማስያዙ በተለያዩ ጌጣጌጦች በማስያዝ ውበት መስራት ይችላሉ ፀጉራቸውን ሲወጡ ቅልል ስለሚላቸው ነጻነት እንዲሰማቸው

ከጥበብና ባህል ውስጥ አንዱ ነጠላን መጥቀስ እንችላለን። ነጠላ ባህላችንን እንዲሁም ጥበባችንን ለመግለጽ የምንጠቀምበት ባህላዊ በሸማ የሚሰራ የልብስ አይነት ሲሆን ፤ በሀዘን ጊዜ በመልበስ ሃዘናችንን እንድንገልጽ ያደርገናል።

ከመጠጦች ዉስጥ አንዱ ብንወስድ አንዱ ወይን ነዉ። ወይን በፋብሪካ ከወይን ፍሬ መርቶ የሚዘጋድ የመጠጥ አይነት ሲሆን ለምሳሌ ፍቅረኛሞች ፍቅራቸዉን ለግመለፅ ሊጠጡት ይችላሉ። ምሽት አካባቢም እንዲሁም ደግሞ በቤታቸዉ ቤተሰብ አካባቢ ለበዓል ሊጠጡት ይችላሉ።

መዋቢያዎች መልክን ለማሻሻል ወይም ለመለወጥ በቆዳ ላይ የሚቀቡ ምርቶች ሲሆኑ የውበት መጠበቂያዎች ቆዳን ለመንከባከብ ያገለግላሉ።

ከአትክልትና ፍራፍሬዎች ሰላጣ አንዱ ነው። ሰላጣ አረንጓዴ ቅጠል ያለው እንደ ጎመን ከትፈንም ምንበላውና ሳናበስል ልንብውላው የምንችለው ቀለል ያለ ምግብ ሲሆን ከአትክልት ውስጥ ይመደባል ለጤናም በጣም ጠቃሚ ነው። ነጻነታችንን ይሰጣል በቀላሉ...

የጁስ መፍጫዎች አንድ የቤት እቃ ናቸው። እነዚህ የጁስ መፍጫዎች የተለያዩ ፍራፍሬዎችን በራሳችን ከመብላት ይልቅ በቀላሉ እንዲማሙ በማድረግ ለምግብነት የሚያገለግሉ እቃዎች ናቸው። ነፃነት ይሰጡናል።

ሙዚየምን እንደ አንድ ታሪክ መውሰድ እንችላለን ሙዚየም ውስጥ የተለያዩ ታሪካዊ ዕቃዎች የድሮ አባቶቻችን እናቶቻችን መሪዎች ሲጠቀሙባቸው የነበሩ ዕቃዎች ለጉብኝት የሚቀርቡበት ሲሆን ሙዚየም እንደ ታሪክ ይቀመጣል :: በምንጉኝበት ጊዜ ነፃነት እንዲኖረን ::

2. ቡና : ከተጠበሰና ከተፈጨ የቡና ፍሬ ተፈልቶ የሚጠጣ መራራና መዓዛ ያለው ትኩስ መጠጥ። በተለይ በኢትዮጵያ ትልቅ ባህላዊና ማህበራዊ ቦታ አለው። በተለያየ መንገድ (እንደ ጅብና ቡና፣ እስፕሬሶ፣ ማኪያቶ) ሊዘጋጅ ይችላል።

ከመጠጦች ባህላዊ መጠጦችን መጥቀስ እንችላለን ባህላዊ መጠጦች በየሆቴሉ የማይገኙ በቤታችን የምናዘጋጃቸው እንደ ጠላ እንደ ጠጅ እንደ አረቄ የሆኑ ብዙ ጊዜ በበዓላት ጊዜ የሚጠጡ መጠጦች ናቸው ደስታን በመስጠት ነጻነት እንዲኖረን ያደርጋሉ ::

ከጌጣ ጌጥ ውስጥ አንዱ የሆነው አምባር ነው አምባር በእጃችን ላይ የምናደርገው ከብር ወይም ከነሃስ የሚሠራ የጌጣጌጥ አይነት ሲሆን እናቶቻችን ወይም እህቶቻችን አድርገውት ሲወጡ አምሮባቸው ስለሚወጡ ነፃነት ይሰማቸዋል።

ሙዚቃ: የድምጾች ስብስብ በጊዜና በስምምነት ተጣምሮ ስሜትን የሚገልጽ፣ አእምሮን የሚያነቃቃና የልብን ትርታ የሚነካ ድንቅ የጥበብ ቅርጽ ነው።

ከማኅበራዊ ሚዲያዎች ውስጥ አንዱ የሆነው ኢንስታግራም ነው። ኢንስታግራም ልክ እንደ ፌስቡክ እና ቴሌ ግራም መረጃ ለመለዋወጥ እና ፎቶዎችን ፣ ቪዲዮዎችን እንዲሁም የተለያዩ አዳዲስ ነገሮችን ለመለጠፍ እንጠቀምበት የ ማህበራዊ ሚዲያ አይነት ነው። ነፃነትም.

የፀጉር ቀለም ተቀብተው መውጣት አንደኛው የፀጉር ፋሽን ነው ብለን መግለጽ እንችላለን። የተለያዩ ቀለሞችን ሴቶቻቸው ሽበት እንደ ይታይባቸው ጥቁር ቀለም እንዲሁም ቀይ ቀለም፣ ቢጫ ቀለም በመቀባት ወጥተው በመታየት ነጻነታቸው.

የዜጎችን ደህንነትና ንብረት ለመጠበቅ ሌት ተቀን የሚሰሩ ታማኝ የህዝብ አገልጋዮች

ከታዋቂ መሪዎችና አባቶች መካከል ከታዋቂ መሪዎች ለነጻነት የተገዙ የሀገራቸውን ጥቁር አፍሪካን ለምሳሌ፦ እንደ ኔልሰን ማንዴላ ያሉ ሰዎች ጥቁር አፍሪካዊነትን ዝቅ ብለው እንዳይታይ ያደረጉ መሪዎች ሲሆኑትን ነጻነትን አው....

ከቤት እሳት ውስጥ አንዱ የሆነው ውሻ ነው ውሻ ከሰው ልጆች ጋር መኖር የሚችል አራት እግር ያለው የቤት እንስሳ ሲሆን ብዙ ጊዜ ቤታችንን ለመጠበቅ እንጠቀምበታለን ከሌባና ከሌሎች ነገሮች ስለሚጠብቅልን ነፃነት እንዲሰማን ያደርጋል

በቀቀኖች የሰዎችን ድምፅ መኮረጅ ይችላሉ። እባቦች ያለ እግር የሚንቀሳቀሱ የዱር እንስሳት ናቸው

ከምግብ ውስጥ ለምሳሌ የጾም ምግብን ለመጥቀስ እንችላለን የጾም ምግብ የምንለው በጾም ጊዜ የሚበሉ ግድፍት ባልሆነ ጊኤ የምንበላቸው የወተትና የስጋ ተዋጽኦ ያልነካቸው ምግቦች ቂቤ የሌላቸው ምግቦች የጾም ምግብ እንላቸዋለን ነፃነት ይሰጣሉ።

ከማህበረሰብ እና ቤተሰብ ዉስጥ አንዱ የሆኑትየሆኑት ሽማግሌዎች ናቸዉ። ሽማግሌዎች አንድ ባል እና ሚስት ሊጋቡ ሲሉ የሚላኩ የሀገር ባለዉለታዎች ሲሆኑ እንዲሁም ደግሞ ሰዎች ሲጣሉ በአእምሮ የበሰሉ ስለሆኑ ለማስታረቅ ይጠቅሙናል።

ከመዝናኛና መናፈሻ ውስጥ አንዶቹ ፓርኮች ናቸው። ፓርኮች ውስጥ የተለያዩ መልክአ ምድራዊ አቀማመጥ ያላቸው ዛፎችን ፣ተራሮችን እንድሁም ደግሞ ብርቅየ እንስሳትን አንድ ላይ አድርጎ የያዘ ሲሆኑ ሰዎች በሚጎበኙበት ጊዜ ነጻነት እንዲሰማ ያደርጋል።

የህክምና ትምህርት ከትምህርት አይነቶች አንዱ ነው። ህክምና ለመማር በኢትዮጵያ ወደ ሰባት ዓመት አካባቢ ይጨርሳል። በኢትዮጵያ የህክምና ትምህርት የተጀመረው መቼ ነው?

ከስፖርት ውስጥ አንዱ የሆነው የቦሊቦል ጨዋታ ነው ። የቦሊቦል ጨዋታ በሁለት ሰዎች መካከል በትንሽ ርቀት በመሆን ኳሷን ወደ ላይ እና ወደ ታች በመቀባበል የሚደረግ ጨዋታ ሲሆን የቦሊቦል ጨዋታ እንደ ሌሎች የስፖርት አይነቶች ዘና በማድረግ ነፃነት እንዲሰማን ያረዱናል ።

ከመሰረታዊ አገልግሎቶች ውስጥ አንዱ የሆኑት የውሃ አገልግሎቶች ናቸው ። እንደቦን ያሉ ለማህበረሰቡ ንጹህ የመጠጥና የመብሰያ ውሃን የሚያቀርቡ ተቋማት ናቸው ። እነዚህ ነፃነት ይሰጣሉ ሰዎች በቀላሉ ውሃ እንዲያገኙ በማድረግ

በፓለቲካ ውስጥ አንዱ የሆነው የምርጫ ቅስቀሳ ማካሄድ ነው። የምርጫ ቅስቀሳ ዜጎች መንግስት የራሳቸውን ፓርቲ ለሚስመረጥ ዜጎችን በተለያየ መፈክሮች እንድመርጡት የሚያደርገው ቅስቀሳ ሲሆን ነጻነታቸውን ይጋፋል።

ከባንዴራና መለያ አንዱ የሆነው መርከቦች ላይ የሚሰቀለው ባንዴራ ነው መርከቦች ላይ የሚሰቀለው ባንዲራ የአንድን ሀገር መርከብ ከሌላ ሀገር መርከብ ለመለየት በቀላሉ የሚደረጉ መለያዎች ናቸው ባንዴራች ናቸው ነፃነታችንን ይሰጣሉ ሀገራችንን ስለሚወክሉ።

ማስታወቂያ የተለያዩ ዓይነት የማስታወቂያ ዓይነቶች አሉ። ከእነዛም ውስጥ አንዱ የሬዲዮ ማስታወቂያ ነው። የሬዲዮ ማስታወቂያ በምስል ሳይሆን በድምጽ ቅጂ ራዲዮ ጣቢያ ላይ በመሆን የተለያዩ ምርቶችን አገልግሎቶችን ለህዝቡ ተደራሽ ማድረግ ነው ራዲዮ ማስታወቂያ የምንለው።

ከማስታወቂያ ውስጥ አንዱ የሆነው የዕቃ ማስታወቂያ ነው። የዕቃ ማስታወቂያ ስንል ለምሳሌ ባዛሮች ሲመጡ ትልልቅ የንግድ ማዕከላት ሲከፈቱ ያሉትን እቃዎች ለህዝቡ እና ዋጋቸውን ለማስተዋወቅ የሚረዱን ሲሆኑ ዋጋቸውን ስለምናውቅ ነጻነት እንድሰማን ይረዱናል።

ከመሰረተ ልማት የሆኑት ውስጥ አንዱ መንገዶች ናቸው። መንገዶች የሰው ልጆችን ለመጓዝ ከቦታ ቦታ ለማንቀሳቀስ ዋና የሆኑ መስመሮች ናቸው። መንገዶች በተለያዩ ነገሮች ይሰራሉ በኮንተራክተሮች እንዲሁም በአሽዋ በስሚቶ አስፓልት መንገዶች እንድንጓዝ ስለሚያደርጉን ነፃነት

የምግብ አዘገጃጀት ትምህርት ከትምህርት አይነቶች ውስጥ አንዱ ነው። የተለያዩ ምግቦችን እንዴት ማዘጋጀት እንዳለብን የሚያስተምረን የትምህርት አይነት ሲሆን ብዙ አይነት ምግቦችን በቤታችን እንድናዘጋጅ እንዲሁም በሆቴሎች እንድናዘጋጅ የሚረዳን ሲሆን፤ ነጻነት እንዲሰማን ያደርገናል።

ከመዋቢያዎችና የውበት መጠበቂያዎች ውስጥ አንዱ የሆነው የጥፍር ቀለም ነው። የጥፍር ቀለም በተለያዩ እቃዎች የተለያዩ ቀለሞች አረንጓዴ ፣ ቢጫ እንዲሁም ብዙ አይነት ቀለሞች ታሽገው የሚሸጡባት እቃ ናት። ያ የጥፍር ቀለም ጥፍራችን በመቀባት ውብና ማራኪ እንዲሆን ስለሚያደርገው ደስታቸውን ይገልጻል።

ከመጓጓዣና ተሽከርካሪዎች ውስጥ አንዱ የሆኑው በቅሎ ነው ፤ በቅሎን ከጋሪ ጋር በማዘጋጀት ለተለያዩ እቃዎች ማጓጓዣ እና ለሰዎች መጓዣነት እንጠቀምበታለን በቅሎ ከጋሪ ጋር በማቀናጀት ሰዎች ወደ ተለያየ ቦታ እንዲሄዱ ያስችላል ፥ ነፃነት ይሰጣል።

ከማህበረሰብና ቤተሰብ ውስጥ አንዱ የሆነው ዝምድና ነው ስምደና የስጋዌ ዝምድና ወይንም በተፈጥሮ በመለማመድ የመጣ ሊሆን ይችላል። ዝምድና የተለያዩ ችግሮቻችንንና እምንገናኝ ሴቶች ማህበራዊ እሴቶቻችንን በማጠናከር ነፃነታችንን እናገኛለን።

ከስደት ውስጥ አንዱ የባህር ላይ ስደት ነው ። የባህር ላይ ስደት ሰዎች ህገወጥ በሆነ መንገድ ህጋዊ በሆነ መንገድ ስለማይሄዱ በህገወጥ መንገድ ከአንዱ ሀገር ወደ ሌላ ሀገር ለመውጣት ባህርን የሚመርጡበት ሲሆን የተለያዩ አደጋዎች ስለሚከሰቱ ነጻነትን ይጋፋል ።

ከጥበብ እና ባህል ውስጥ አንዱ የሆነው የጋቢ አሰራር ነው ። የጋቢ አሰራር በሸማኔዎች ወይም በሸማ ከማግ ተሰርቶ ለብርድ እንዲሁም ደግሞ ባህልን ለማስተዋወቅ የሚለበስ ባህላዊ ልብስ ሲሆን ሀገር ባህልን ለማስተዋወቅ ይጠቅማል ። ነጻነትም አለው ።

የቋንቋ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን የተለያዩ ቋንቋዎችን የውጭ ሀገር እንድሁም የሀገራችንን የማናውቃቸውን ቋንቋዎች በአስተማሪ የምንማርበትና ተፈትነን የምናልፍበት የትምህርት አይነት ሲሆን ብዙ ቋንቋ ለማወቅ ነጻነት እንዲኖረን ይረዳናል።

ከመሰረታዊ አገልግሎቶች ውስጥ አንዱ የሆነው የጤና ጣቢያ አገልግሎት ነው ። የጤና ጣቢያ አገልግሎት ስንታመም ዘመድ ወገኖቻችን እንዲሁም እኛ ማንኛውም ሰው ሲታመም የሚታከምበት እና ለጤንነታችን ዋስትና የሆነ መሰረታዊ አገልግሎት ሰጪ ተቋም ነው ። ነፃነት እንዲኖረን ይረዳናል ።

ከጌጣ ጌጥ ውስጥ አንዱ የሆነው አልቦ ነው። አልቦ ብዙውን ጊዜ በገጠሩ የሀገራችን አካባቢ እግራቸው ላይ የተለያዩ አይነት ጨሌዎችን እንዲሁም ከወርቅ ከነሐስ እና ከብር የተሰሩ ጌጣጌጦችን እግራቸው ላይ በማስገባት የሚያጌጡበት ነው። ነፃነት ይሰጣቸዋል አምረው በመታየት።

ከባንዲራና መለያ የቀለማት መለያ መግለጽ እንችላለን የቀለማት መለያ ከባንዲራ ላይ ያሉ ሁነው ነገር ግን እያንዳንዳቸው ቀለሞች የተለያየ አይነት ነገር የሚወክሉ ለምሳሌ የሀገራችን ሰንደቅ ዓላማ ቢጫ ተስፋን ፣ አረንጓዴ ልምላሜን ፣ ቀዩ መስዋዕትነትን የሚገልፁ መለየት ናቸው ። ነጻነትን ያሳያል ።

ከማስታወቂያ ዐይነቶች ውስጥ አንዱ የስራ ማስታወቂያ ነው የስራ ማስታወቂያ ሰዎች በሚጋብዛቸው ስራ ላይ የሚወጣ ማስታወቂያ ነው የተለያዩ መስፈርቶችን ስለሚይዝ ይህ የማስታወቂያ መስፈርቱን በማያሟሉ ተመዝጋቢዎች ላይ ፍርሃትን ሊያጭር ይችላል ::

ከስራ አይነቶች ውስጥ የጥበቃ ስራን መግለጽ እንችላለን የጥበቃ ስራ የተለያዩ ተቋማት፥ ትምህርት ቤቶች እንዲሁም በተለያዩ ቦታዎች ላይ እንደ ጥበቃ ወይም ዘበኝነት የምንለው የስራ አይነት ሲሆን ከሌባ የሚጠብቁን የስራ ዘርፍ ነው ማለት ነው ነጻነት እንዲሰማን ያደርጋል።

ከእጽዋት አይነቶች ውስጥ አንዱ የሆኑት የምርምር እጽዋት ናቸው የምርምር እዋፅት ተመራማሪዎች በተሰጣቸው ቦታ ወይም ምርመራ ማዕከል ለተለያዩ በሽታዎች የሚሆነው መዳኒት የሚሆኑ እጽዋቶችን የሚመረምሩባቸው እጽዋት ሲሆኑ ለህዝቡ ጥቅም በመስጠት ነፃነትን እንዲኖር

ማስጌጥ በተለያዩ ነገሮች ሊገለጽ ይችላል። ለምሳሌ የመኖሪያ ቤትን ማስጌጥ የመኖሪያ ቤታችንን በተለያዩ ነገሮች ልናስጌጥ እንችላለን። በሶፋ ፣በፎቶ ፍሬሞች እንዲሁም ደግሞ በዲም ላይቶች ቤታችንን ማስጌጥና ማስዋብ እንችላለን። የማስጌጥ ማስጌጥ ለሰው ልጅ የሚሰጠው ደስታ ምን ያክል ነው?

ከጨማዎች ውስጥ ለምሳሌ ነጠላ ጫማን ብንወስድ ነጠላ ጫማ ከባድ ሳይሆን በቤታችን ውስጥ እንደፈለግነው በፈለግነው ሰዓት ቀልድ ያሉ ስለሆኑ ልንለብሳቸው የምንችላቸው ውጭም ቢሆን በፀሃይ ጊዜ እንዳያቃጥሉን የምንለብሳቸው ሲሆን ነፃነት እንዲሰማን

ከጫማዎች ዉስጥ ለምሳሌ የጨርቅ ጫማዎችን መግለጽ እንችላለን ሴቶች ወይም እናቶቻችን ክርን በማጠላለፍ ጫማን ይሰራሉ። ለመልበስ ቀላል የሆኑ ብዙውን ጊዜ ቤት ለቤት የምንለብሳቸው የጨርቅ ጫማዎች አሉ ማለት ነው። ነጻነት ይሰጡናል ስለማይከብዱ።

ከትምህርት አይነቶች ዉስጥ የንግድ ፈጠራ ትምህርት አንዱ ነው የንግድ ፈጠራ ትምህርት ሰዎች ተመርቀው ወጥተው ምን አይነት ንግድ መስራት እንዳለባቸው የሚያስረዳ የትምህርት አይነት ሲሆን፤ ምን መስራት እንዳለባቸው እና የገቢ ምንጭም እንዳላቸው ይገልጻል።

ከጉዞ ዉስጥ አንዱ የሆነዉ በዳቪ የሚደረግ ጉዞ ነዉ። በዲቪ የሚደረግ ጉዞ ሰዎች ዉጭ ሀገር ለመሄድ ይሞሉና እጣዉ ከወጣላቸዉ በኋላ ወደ ተጠሩበት አገር የሚሄዱበት የጉዞ አይነት ሲሆን ለስራ ነዉ የሚሄዱት ወይም ለሌላ ነገር ነፃነት ይሰጣል።

ከዜና ዉስጥ ለምሳሌ የጤና አጠባበቅ ዜናን ብንወስድ ሰዎች እንዴት ጥናቸዉን መጠበቅ እንዳለባቸዉ የአመጋገብ ስርዓታቸዉን እንዲሁም አዳዲስ በሽታዎች ሲመጡ እንዴት መቆጣጠር እንደሚችሉ የሚወጡ ዜናዎች ሲሆኑ በመለየት ነፃነት እንዲኖረን ያደርጋል።

ከማህበረሰብ እና ቤተሰብ ውስጥ አካል የሆነው እቁብ ነው ። እቁብ በማህበረሰብ ወይም በቤተሰብ አካል የሚመሠረት ሰዎች ካላቸው ገቢ ቀንሰው በማወጣጣት እና በመጣል በእጣቸው እንዲደርሳቸው በማድረግ የገቢ ምንጭ የሚያገኙበት ሲሆን ነፃነታችን እንድናገኝ ይረዳናል ።

ከምግብ ቤቶች ውስጥ አንዱ የሆነው ፈጣን ምግቦች ናቸው ፈጣን ምግቦች በየመንገዱ ላይ በመሆን ቶሎ የሚደርሱ እንደርጥብ እንደ ቺብስ እንዲሁም እንደ ቃጠሎ ያሉ ምግቦችን የሚሸጡ የምግብ ተቋማት ሲሆኑ ነጻነት እንዲኖረን ይረዱናል።

ከመጠጦች ውስጥ ጠጅ አንዱ ነው። ጠጅ ቢጫ ቀለም ያለው እናቶቻችን ከጌሾ ከማር እንዲሁም ከተለያዩ ግብአቶች እሚጠምቁትና ብዙ ጊዜ ለበአል እሚጠጣ መጠጥ ነው። አስካሪ መጠጥ ስለሆነ ነፃነታችንን ይጋፋል።

ከህግ አስከባሪ አካላት ውስጥ ደንቦችን ማየት እንችላለን ጀንቦች በተለያዩ የመንገድ ላይ ህገወጥ ንግዶችን በመቆጣጠር ከአላስፈላጊ ኪሳራ ህዝቡን ለመጠበቅ የሚያግዙ ህግ አስከባሪ አካላት ሲሆኑ ነጻነት እንዲኖረን ይረዱናል።

ከኤሌክትሮኒክስ ምርቶች ውስጥ አንዱ የሆነው በሁላችንም ቤት የሚገኘው ፍሪጅ ነው ፍሪጅ የተለያዩ ምግቦችን መጠጦችን አትክልቶችን ለማቀዝቀዝ የምንጠቀምበት የኤሌክትሮኒክስ እቃ ሲሆን ቀዝቃዛ መጠጦችን ከፍሪጅ አውጥተን በመጠጣት ነጻነት እንድሰማን ያደርገናል።

የጥናት እና ምርምር መጽሔቶችን መጥቀስ እንችላለን ከመፅሔቶች ውስጥ ተመራማሪዎች የተመራመሩበትን ውጤት በመጽሔት የብዙ አመት ልፋታቸውን ሊያስቀምጡት ይችላሉ። እና ለህዝቡ ተደራሽ በማድረግ በነፃነት እንዲያነቡ ያደርጋል።

ከማስታወቂያዎች ውስጥ አንዱ የሆነው የትምህርት ማስታወቂያ ነው። የትምህርት ማስታወቂያ ለምሳሌ፦ በዩንቨርስቲዎች መቼ ተማሪዎቻቸውን መጥራት እንዳለባቸው በክረምት መርሀ ግብር የሚማሩ ተማሪዎች መቼ መግባት እንዳለባቸው የሚገልፅ ማስታወቂያ ሲሆን ነፃነት እንዲሰማን ያደርጋል።

ከማህበረሰብና ቤተሰብ ውስጥ ለምሳሌ የአካባቢ ማበረሰብ መጥቀስ እንችላለን የአካባቢ ማህበረሰብ በአካባቢያችን ላይ ያሉ ሰዎች የሆኑ በሀዘን በደስታ በሠርናግ በልቅሶ ቶሎ ልንገናኛቸው የሚችላቸው ማበረሰቦች ሲሆኑ ደስታና ሃዘናችንን በመጋረድ ነጻነት እንድኖረኝ ያደርጋል።

ከማህበረሰብ እና ቤተሰብ ውስጥ የሰፈር ተጠሪዎችን መጥቀስ እንችላለን። የሰፈር ተጠሪዎች የሰፈሩን አንድን ጉዳይ ለማስጨረስ ህዝቡ የሰፈሩን ሰው ወክለው እሚመረጡ ሰዎች ሲሆኑ የሰፈር ተወካዮች ልንላቸው እንችላለን። ነፃነትን ይሰጡናል።

ከእጽዋት ውስጥ ለምሳሌ ባህር ዛፍን ብንወስድ ባህር ዛፍ አንድ የዛፍ አይነት ሲሆን ሰዎች ቆርጠው ቤት ለመስሪያ የሚያገለግል እንዲሁም ለማገዶነት የሚያገለግል የእጽዋት አይነት ሲሆን እቤታችን ሰርተን ብለን ነጻነት እንዲሰማን ያደርገናል።

ከዕፅዋት ውስጥ ለምሳሌ ብንወስድ ለምግብነት የሚያገለግሉ ዕጽዋትን መውሰድ እንችላለን ለምግብነት ከሚያገለግሉ እጽዋቶች ስራቸው ግንዳቸው ወይም ቅጠላቸው ወይም ስራዎች ለምግብነት የሚውል ሰዎችን ለመመገብ የሚያስችሉ ዕፅዋት ሲሆኑ በመመገብ ነጻነት እንዲሰማን ያደርጉናል።

ከመጠጦች ዉስጥ ለምሳሌ ብንወስድ አስካሪ መጠጦች ናቸው አስካሪ መጠጦች ከስሙ እንደምንነሳ የተለያዩ አልኮል ያላቸው ኬሚካሎች ያሉበት ሲሆን ሰዎች በሚጠጡበት ጊዜ እንዲሰክሩ እና አእምሯቸውን እንዳይቆጣጠሩ የሚያደርጉ ናቸው ነጻነታችንንም የሚጋፉ ናቸው።

ከፋሽን ዉስጥ አንዱ የሆነዉ የፀጉር ፋሽን ሴት እህቶቻችን ወይም እናቶቻችን ሹሩባ እንዲሁም የተለያየ አይነቶችን በመሰራት እና አምሮባቸዉ እንዲታዩ በማድረግ ነፃነታቸዉን የሚገልፁበት አንዱ ሊሆን ይችላል።

ኮሚሽኖች ውስጥ ለምሳሌ መጥቀስ የምንችላቸው የጸጉር ቤት ማሽኖችን ነው የሴቶች የጸጉር ቤት ማሽኖች ልብስ ለማድረቂያነት የምንጠቀማቸው ወይም ለመቁረጫነት የምንጠቀማቸው የተለያዩ ማሽኖች አሉ። እነዛ ማሽኖች ነጻነት እንድሰማ ያደርጋሉ በመቁረጥ።

ከሙዚቃዎች ውስጥ አንድ የሆኑት የትዝታ ሙዚቃዎች ናቸው የትዝታ ሙዚቃዎች የትዝታ ሙዚቃዎች ከሌሎች ሙዚቃዎች አንጻር እነሱ ለስለስ ብለው በመዘፈንና እንዲሁም የፍቅር የተለያዩ ቃላትን በመጠቀም ያለፈውን ስሜታችንን ትዝታችንን የሚቀሰቅሱ ሲሆኑ ነፃነት እንዲሰማን ያድርጉናል።

ወንዞችና ምንጮች ከተፈጥሮ እና አከባቢ የሚጠቀሱ ሲሆኑ ለማህበረሰቡ የውሀ አገልግሎት ከመስጠት ባሻገር ቁጭ ብለን ስናያቸው መንፈሳችንን የሚያድሰና ነፃነታችንን የሚያውጁ የተፈጥሮ አካላት ናቸው።

ከ መሰረታዊ አገልግሎቶች ውስጥ አንዱ መጠለያ ነው። መጠለያ የሰው ልጆች ከፀሐይ ከብርድና ከዝናብ ከተለያዩ የአየር ንብረት ለውጦች ለመከላከል የምንጠቀምበት ለመኖር የምንጠቀምበት ቦታ መጠለያ ይባላል። መጠለያ ከምን ከምን ይሰራል?

ከሃይማኖት ውስጥ አንዱ የሆነው የድቁና ትምህርት ነው። የድቁና ትምህርት በኦርቶዶክስ እምነት ላይ ትልቅ አስተዋጽኦ ያለውና ብዙ ዓመታትን ቄሶች ጋሂደው የሚያጎለብቱ እውቀት ሲሆን ለሀይማኖታዊ ነገር እንዲጠቀሙት ያደርጋል እንዲኖራቸው ያደርጋል በሚጠቀሙት ነገር።

ክእቤት እቃዎች ዉስጥ አንዱ የሆነው አልጋ ነው። አልጋ እግሮች ያሉት ከእንጨት ወይም ከብረት የሚሰራ የሰው ልጆችን ከድካማቸው አረፍ ለማድረግ ወይም ዘና ለማድረግ በምንተኛበት የቤት እቃ ሲሆን፤ ዘና በማድረግ ነጻነት እንዲሰማን ያደርጋል።

ከዱር እንስሳ ውስጥ አንዱ ነብር ነው ። ነብር የተለያዩ የዱር አውሬዎችን እና ሰዎችን በመብላት የሚታወቅ የዱር እንስሳ ነው ። ነብር ቀለሙ ዥንጉርጉር ነው ። ምን ያክል ፍጥነት በሰዓት ይሄዳል ነብር ?

ከመጓጓዣ እና ተሽከርካሪዎች መካከል አንዱ ባቡር ነው። ባቡር ለመጓጓዣነት ከምንጠቀምበት ተሽከርካሪ ነው። ባቡር የሚሄደው በተዘጋጀለት ሃዲድ ወይም የባቡር መስመር ወይም ደግሞ በሃዲድ ነው የሚጓዘው የባቡር አማካኝ ርዝመቱ ምን ያክል ነው?

ቤታችንን ከምናስጌጥባቸው ነገሮች አንዱ ቀለም ነው። ቀለም የቤታችንን ውበት እንዲሁም የአካባቢያችንን ውበት ቀብተን አስጌጥ አንቺላን እንዲሁም የተለያዩ አይነት ቀለሞች አሉ ቢጫ፥ አረንጓዴ፥ እንዲሁም ቀይ አሉ። የቀለም ፋብሪካዎች የት ይገኛሉ?

ከቤትና ከቢሮ እቃዎች ውስጥ ቁምሳጥን አንዱ ነው ቁምሳጥን ልብሶቻችንን ለማስቀመጥ ይረዳናል በቤታችን ውስጥ ለማስቀመጥ የተለያዩ ልብሶችን የምንገለገልበት እቃ ነው። ቁምሳጥን ከምን ከምን ይሰራል?